ምስሉ ላይ ሳኒም የመኪና እቃዎች መሸሻና መለዋወጫ የሚል ባነር የተለጠፈበት ሕንፃ ይታያል። እንዲሁም ከዚህ ሕንጻ መስኮት መስታወት ላይ ተንጸባርቆ ከጀርባው ሌላ ሕንፃ እንደሚገባ ማየት ይቻላል። እንዲሁም ከዚህ ባነር ደግሞ ሌላ ጥበብ የመኪና መለዋወጫ ወይም ጥበብ ኤንድ አውቶ የተጻፈበት ባነር ይገኛል ማለት ነው። ስልኩ በሳምሰንግ ጋላክሲ ኤስ 20 5ጂ እንደተነሳ ከስር ተጽፎ ይገኛል።

በምስሉ ላይ በስተቀኝ በኩል ጭቃ የሚመስል ቴክስቸር ያለው ንጥረ ነገር የያዘ ጃር ወይም ቢልቃት ሲገኝ ክፍት ሆኖ በክዳኑ ደግሞ በ አጠገቡ ይገኛል። እና ብርቱካናማ ቀለም አለው በሱ በስተግራ በኩልም አንዲት ብቃት ውስጥ ያለውን ጥቁር ንጥረ ነገር ፊቷ ላይ ተቀብታ በእጇ እያዳረሰችው ትታያለች።

ምስሉ ባህላዊ የሸክላ ጥብሰን መወከል በምስሉ ላይ እንጀራ ተጠቅልሎ ይታያል እነዲሁም ዙሪያውን በሁለት ሳህኖች በዘይት የተለወሰ ሚጥሚጣ ይታያል። መሀል ላይ ደግሞ በሸክላ የቀረበ የተጠበሰ ስጋ

ምስሉ ከአዲስ አበባ ከተማ ጽፈት ቤት ቢሮ ውስጥ የተነሳ ይመስለል። እንዲሁም ደግሞ በምስሉ በስተ ጀርባ የአዲስ አበባ ከንቲባ አዳነቻ አቤቤ ትገኛለች። ከበስተ ጀርበዋደግሞ ትልቅ ስክሬን የአዲሳባ ከተማ አስተደር ሎጎ ያለበት ስክሬን ይታያል በከሷ በስተፊ ለፊት በግራ እና በቂም በኩል ስብሰባው የሚታደሙ አብዛኞቹ ደግሞ ጸጉራቸውን በረጃጅሞ እንደ ድሬድ የተሠሩ ወንዶች እንዲሁም አልፎ አልፎ ሴቶች የሚታያሉ።